ይሄ እንግዲህ የህግ አስከባሪው እየሄደ ያለው መኪና ውስጥ ያለውን ሁኔታ ለማጣራት እየሞከረ ነው ማለት ነው። ትርፍ ሰው ተጭኖአል? አልተጫነም? የሚለውን ፣ደንብና ስርአቶች ተፈፃሚ ሆነዋል? አልሆኑም? የሚለውን እያጣራ ይገኛል ማለት ነው ሰውየው።

በቆንጆ የተገነባ የክርስቲያን ቤተ ክርስቲያን ነው። እንደምታዩት በጣም ዉብ ነው፤ እና ክርስቲያኖች እዚህ መተው ጸሎት ማድረስ ይችላሉ ማለት፤ ከፈጣሪያቸው ጋር የሚገናኙበት አንዱ መንገድ ነው ማለት ነው።

እዚጋ ደሞ ደመራዉን ለመለኮስ ችቦ ይዘው የተነሱ ሰዎች ናቸው ማለት ነው የሃይማኖት አባቶች ናቸው በኦርቶዶክስ እምነት ተዋሕዶ ፤ ደመራዉን ለመለኮስ ተዘጋጅተዋል ማለት ነው በምስሉ ላይ።

ይህ ክብረ በዓል እንግዲ በኢትዮጵያ ኦርቶዶክስ ተዋሕዶ የሚካሄድ ክብረ በዓል ነው ። ቤተክርስቲያኑም ጎንደር ነው ። ምናልባትም የጥምቀት በዓል ሊሆን ይችላል ። ሰዎች ጧፍ እያበሩ እንደዚህ አምረው እና ደምቀው በአሉን ያከብራሉ።

ይህ እንግዲህ ከከፍተኛ ተቋም በዙ ጊዜ ደግሞ በጤናዉ ዘርፍ የሚመረቁበት የመመረቂያ ልብስ ነዉ ማለት ነዉ። ይህ መመረቂያ ልብስ ጥቁር እና ቀይ ቀለም ያለዉ ነዉ። እና ወጣቶች ከከፍተኛ ተቋም ሲመረቁ ይህንን ለብሰዉ ይመረቃሉ።

ይህ ደሞ ፊትን ለማለስለስ እና ከጉዳት ለመጠበቅ ፊቷ ላይ እያደረገች ያለቺው የፊት ቅባት ማለት ነው። ይህም የተለያዩ ጥቅሞች አሉት ለፊቷ ፊቷ በፀሀይም በብርድም እንዳይሰነጣጠቅ እና ብዙ ጥቅም ያለው ነገር ሊሆን ይችላል ማለት ነው ቅባቱ።

ይህ ፓስታ የተሰኘ ምግብ ነው ፤ በተለያየ አሰራል ይሰራል ፤ እዚጋ እንደምናየው ከጎመን እና በስጋ በሚመስል ስልስ ተሰርቶ ቀርቡዋል ማለት ነው ለምግብ።

ይህ ደግሞ የክፍል እቃዎች ናቸው። ወንበርና ጠረንጴዛ አንድላይ ለመመገቢያ ሊሆን ይችላል ለሌሎች ለተለያዩ አገልግሎቶች የሚውሉ ለመማሪያም ሊሆን ይችላል የሚያገለግሉ እቃዎች ናቸው።

ይህ ፏፏቴ ነው። ሰዎች ሲያዩት ሊዝናኑበት ሊደሰቱበት አይምሯቸውን ሊያድሱበት የሚችሉት ከከፍታ ቦታ ላይ የሚወርድ ውሃ ወይም ደግሞ ፏፏቴ ነው ማለት ነው ይህ ቦታ እንግዲህ ይህ ፏፏቴ ብዙ ጊዜ በተፈጥሮም በሰውም ሊሰሩ ይችላሉ። ይህ ተፈጥሯዊ ፏፏቴ ነው እዚህ ጋ ምታዩት።

ጫማ ነው ።ጫማው ደግሞ ምንድነው ? ክፍት ሳይሆን ሽፍን ጫማ ነው ።እና ይሄ ጫማም ያው ለጉዞም፣ ለመሄድም ፣አለባበሳችን ለማሳመርም የሚያገለግል ክፍት ያልሆነ ሽፍን ጫማ ነው።

ይህ የምናየው መኪና ነው። መጓጓዣ ነው። ከኋላ አመች የሆነ የእቃ መያዣ ያለው ሲሆን፤ እቃወችን በመያዝ ከአንድ ቦታ ወደ ሌላ ቦታ ለመውሰድ የሚያገለግል የምድር ተሽከርካሪ መኪና ነው ማለት ነው።

ይህ የኢትዮጵያን ባንዲራ የያዙ የህግ አስከባሪዎች እንግዲህ ሰንደቅ ዓላማውን እየሰቀሉ ይገኛሉ ። ወታደር ናቸው ወታዶሮቹ እንግዲህ ህግን በማስከብር እና ዳር ድንበርን በመጠበቅ ሀገሪቱን በቅንነት የሚያገለግሉ የሀገሪቱ ህጎች ናቸው ።

በምስሉ ላይ የምናየው የዜና አገልግሎትን ሲሆን ይኸውም ለሰወች አዳዲስ መረጃወችን የሚሰጥና አጠቃላይ ስለሃገሪቱ ሁኔታ የሚገልጽ እንዲሁም የተፈጠሩ አዳዲስ ነገሮችን ለህዝቡ የሚያደርስ የመረጃ ምንጭ ነው።

ከዚ ጋ ምናያው የግብርና ስራ እየሰሩ ነው። የግብርና ስራው ምንድን ነው እህሉን እንደዚህ መውቃት ነው ማለት ነው እህሉን ይወቁ እና ወደ አስፈላጊው ምርት ይቀይሩታል ማለት ነው ከዚህ ጋ የምናያቸው ሰዎች።

እዚህ ጋ እንግዲህ ልጅቷ የሃገር ባህል ልብስ ለብሳለች። የሀገር ባህል ልብስን ለማስተዋወቅ እንደዚህ አምራና ተዉባ በሀገር ባህል ልብስ የጸጉር ስራ እና አለባበስ ትታያለች። እዚህ ጋ ተውባለች ነጭ ልብስ ነው የለበሰችው።

ይህ እንደምትመለከቱት የልጆች መማሪያ ነው። ማለትም የተለያዩ ቁጥሮችን በአማርኛም እና በእንግሊዝኛም አድርጎ ልጆች አንድ እስከ አስር ያሉ ቁጥሮችን እንዲማሩ የሚያደርግ ነው።

እነዜ የተለያዩ ለንግድ የሚዉሉ ጥራጥሬዎች ወይም ደረቅ የቅባት እህሎችም ሊሆኑ ይችላሉ ናችው ማለት ነው። ብዙ አይነት እህሎች አሉ እዚህ ጋ። ስንዴ ሊሆን ለዉዝ ሊሆን ይችላል። ገብስ ብዙ አይነት አዝእርቶች ለንግድ የቀረቡ አሉ ማለት ነው እዚህ ጋ።

ይህ ምግብ ስጋ ነው። ጥብስ፣ ክትፎ የተለያዩ ሌሎች ስጋወችም ተቀምሞ ተሰርቶ እንደዚህ እየቀረቡ ነው ማለት ነው ምግቡ። እና ይሄን ምግብ በእንጀራ መብላት ይቻላል ማለት ነው። ጣፋጭ የሆነ ጎመን በስጋም ያለው ምግብ ነው።

ይህ ቁጥጥር የተሰኘ የጸጉር ስራ ሲሆን ሴቶች ለመዋብ የሚጠቀሙበት ቁጥጥር ይባላል ማለት ነው። ብዙ ክፍሎች ያሉት እና ቆንጆ የሚያምር ስራ ነው።

ይህ እንግዲህ ዋሊያ የሚባለው የቢራ መጠጥ ነው ማለት ነው ፤ በጣም የማስከር አቅም ያለው ሚያሰክር ንጥረነገር በዉስጡ ያለው ፤ እዚሁ የሚመረት ዋሊያ የተባለ ቢራ መጠጥ ነው ማለት ነው እዚጋ የምናየው።

በምስሉ ላይ የምትታየው ልጅ ጸጉሯን ቁጥርጥር የተሰራች ሲሆን ፤ እሱም ወፈር ወፈር ያለና በዊግ የተሰራ ቆንጆና የሚያር ምስል ነው።

ይህ የመማሪያ ገበታ ሲሆን ከ ሀ እስከ ፐ ድረስ ልጆችን የሚያስቆጥር የመማሪያ ገበታ ወይም የፊደል ስብስቦች ነው።

ይህ መዝናኛ ሳቢና ማርኪ ቤቶች ተሰርተውበት ምናምን፣ አረንጓዴ ቦታዎች ያሉት መናፈስና መዝናናት የሚቻልበት እንዲሁም እዚህ ቦታ በመምጣት መፈንፈስን ማደስ የሚቻልበት አረንጓዴ ቦታ ነው።

ይህ የምናየው ስራ ነው። ምን አይነት ስራ ነው? የተልያዩ አትክልቶችን ገበያ ላይ አንዳንድ ቦታዎች ላይ ዘርግተው ሰዎች ይሸጡታል ማለት ነው። በመመዘንም እንደገና ደግሞ በመመደብ ሊሸጡት ይችላሉ።

እዚጋ ደግሞ አስተማሪ በክፍሉ ውስጥ ተማሪዎችን እያስተማረ ይገኛል። ተማሪዎቹም በመቀመጫ ወንበሮቻቸው ላይ ተቀምጠው አስተማሪውን እየተከታተሉት ነው ማለት ነው። የመማር ማስተማር ሂደት ነው ማለት ነው። እዚጋ የምናየው በክፍል ውስጥ የሚከናወን የመማር ማስተማር ሂደት።

ይህ የጸጉር መታጠቢያ ሳሙና ነው። የጸጉር መታጠቢያ ሳሙና ለጸጉር የሚጠቅም ነው። ማንኛውም ሰው ገዝቶ ሊጠቀመው የሚችል ነው።

ይቺ በራሪ እንስሳ ናት። እዚህ በምስሉ ላይ የምትመለከቱት አረንጓዴ ሰማያዊ ቀለም አለው። ቢጫም ሌሎችም ቀለሞች አሉት ማለት ነው። ይህ በመብረር ክንፉን ተጠቅሞ ከአንድ ቦታ ወደሌላ ቦታ ይበራል። በዛ ነው እንቅሰቃሴ የሚያደርገው ማለት ነው። ተፈጥሯዊ ነው፣ በጣም ውብ ነው።

አሄ ደሞ ሹሩባ የሚባለዉ የፀጉር መዋቢያ አይነት ነዉ:: ይህ እንደ ገመድ የተገመደው ሹሩባ አይነት ሴቶች ብዙ ጊዜ ይሰሩታል::

ይህ የግብርና ዘርፍ ደግሞ ከብቶችን ማምረት ወይም ድግሞ ማርባት ነው ማለት ነው። እዚጋ ከብቶች እየተመገቡ ይገኛሉ እና ከነዚህ ከብቶች ደግሞ ከወተታቸው ሊሆን ይችላል፤ እራሳቸዉን ከብቶቹን ሽጠዉ የተለያየ ገቢ ማገኘት ይቻላል ማለት ነው ።

ይህ የተለጠፈ ማስታወቂያ ነው። ሰዎች ይህንን አንብበው የቦታውን ምንነት በማወቅ ወደ ቦታው ገብተው የሚፈልጉትን አገልግሎት ያገኛሉ ማለት ነው።

ይህ ሎሚ ይባላል። ሎሚ እንግዲህ ጎምዘዝ ያለ ቃና ያለው፤ ግን ደግሞ በሽታን የሚከላከልልን አትክልት ወይም ደግሞ ፍራፍሬ ነው ማለት ነው። ከተለያዩ ነገሮች ጋር አብሮ በመጨመር ሎሚን መጠቀም ይቻላል ።

ይህ ደግሞ ቀጭን መንገድ ነው ማለት ነው። ይሄንን መንገድ ሰው ይዞ መሄድ ይችላል ማለት ነው። እዚህ ጋ መንገዱ የተሰራው ለመሄጃነት ነው ማለት ነው። እዛጋም መኪናዎች አሉ። የተለያዩ መኪናዎችም ወደ ተለያየ አቅጣጫ መሄድ ይችላሉ ማለት ነው።

ይሄ የሴት ጫማ ነዉ። ጫማ ያዉ በእግር ላይ ተጠልቆ ለመራመድ ነዉ ዋና ጥቅሙ። ማለትም ከታች ያለዉ ድንጋይ ጉዳት እንዳያደርስብን።

ይህ መለያ ወይም አርማ የኢትዮጵያ መድኅን ድርጅት ነው ማለት ነው ። የኢትዮጵያ መድኅን ድርጅት እንግዲህ ይህን የመሰለ አርማ አለው ። በማንኛውም ቦታ ይህ አርማ ተለጥፎ ካየን የኢትዮጵያ መድኅን ድርጅት ነው ማለት ነው የዚህ አርማ ወይም ደግሞ መለያ ሚገልፀው።

ይህም የጣዉላ የቤት እቃ ምንድነው እቃውችን ለመደርደር እና ለማስቀመጥ እንዲሁም ምግብ ለማብሰል ይረዳል ማለት ነው። የተለያዩ መሳቢያዎች እና ክፍል ክፍሎች ስላሉት እነዛ ዉስጥ ብዙ እቃዎችን ማስቀመጥ እንችላለን ማለት ነው በቤታችን ውስጥ።

ይህ ደግሞ ተፈጥሯዊ አካባቢ ወይም መልካምድር ነው ማለት ነው ። እንግዲህ አረንጓዴ ነው ሰማዩ በጣም ያምራል ተራራማ ይመስላል ቆንጆ የሆነ የተፈጥሮ ቦታ ወይም ደግሞ መልካምድር ነው ።

ይሄ የባህላዊ ሙዚቃ እንግዲህ ዋሽት የባላል ። ድምፅን በማዉጣት ፣ በጣታቸዉ ቀዳዳዎቹን በመያዝ እና በመልቀቅ ሰዎች የተለያዩ የሚመስጡ ድምፆዎችን ያወጡበታል ወይም ደግሞ ሙዚቃ መሳሪያ አድርገው የጠከሙበታል ማለት ነው ይሄን የባህላዊ የሙዚቃ መሳሪያ ።

ይህ የአካል ብቃት እንቅስቃሴ ነው። የአካል ብቃት እንቅስቃሴ እግር፣ ኳስ ሩጫ ሊሆን ይችላል። ብዙ አይነት የአካል ብቃት እንቅስቃሴ አሉ። እዚህ በምስሉ ላይ የምንመለካታቸው የአካል ብቃት እንቅስቃሴ የሚሰሩ ሰወችን ነው።

ይሄ ወጣት እንግዲህ ፀጉሩ በጣም አድጎ እንደገና ተጠቅልሏል ማለት ነው። ወደላይ ቀጥ ቀጥ ብሎ ቆሞ ረጅም የሆነ ፀጉር ነው ያለው ማለት ነው። ይሄ ወጣት ልክ እንደ እንዴት ነው ረዘም ያለ በጣም የተጠቀለለ እና የተያያዘ ፀጉሮች አሉት ማለት ነው።

እነዚህ የህግ አስከባሪ አባላቶች ስልጠና ሲያደርጉ ልምምድ ሲያደርጉ ነው ማለት ነው ፤ በተርታ ተሰልፈው ልምምድ ያደርጋሉ ፤ ራሳቸውን እንዴት መከላከል እንደሚችሉ፣ መሮጥ፣ መራመድ፣ መነሳት፣ መቀመጥ፣ ብዙ አይነት ልምምዶች አሉዋቸው።

ይች ሙዚቀኛ እንግድህ በባህል አገር ልብስ ለብሳ ሙዚቃ የምታቀርብ ድምጻዊት ነች ማለት ነው። እዚህጋ እንደምንመለከተው የባህል ልብሷን ለብሳ ሙዚቃን ትሞዝቃለች ማለት ነው። ሙዚቃ ደግሞ የማዝናናት ሃይል ያለው መሳሪያ ነው። ወይም ደግሞ

ይህ ስእል አድኖ በኦርቶዶክስ ቤተክርስቲያን የሚካኤል ስዕል አድኖ ወይም የቅዱስ ሚካኤል የመልአከ ሚካኤል ስዕል አድኖ ነው ማለት ነው። ለዚህ ስእል አድኖ ከፍተኛ ክብር አላቸው ማለት ነው በኦርቶዶክስ ቤተክርስቲያን ውስጥ

እዚጋ መናያቸው እንግዲህ ሴቶች ናቸው ።ሴቶቹም በሜዳው ላይ ያሉትን እጽዋቶች እየሰበሰቡ ጥቅም ላይ እንዲውሉ ይወስዳሉ ማለት ነው። እዚጋ ሴቶቹ ስራ ላይ ነው የሚገኙት ማለት ነው።

እዚጋ የምንናያቸው የተለያዩ እርቦች ናቸው እነዚህ ደሞ በእጅ የተሰሩ ወስፌ፥ ኪሎሽ፥ ውይም ክር ምናምን በመጠቀም አሪፍ ተደርገው የተሰሩ ሰፊ ሰፋድ፥ እርቦች ምናምን ናቸው ማለት ነው። በባህላዊ መንገድ በተለያዩ ቀለማት ያሸበረቁ ጌጦች ናቸው።

እዚህ ጋ ደሞ አንድ የጤና ተቋም ውስጥ ሄዳ አንድ የጤና ባለሙያ ለልጇ ክትትል እያደረገለት ነው ማለት ነው። ይህ ማህበራዊ አገልግሎት ወይም የጤና ተቋም የተለያዩ ባለሙያዎች ሊኖሩት ይችላሉ። በምስሉ ላይ እንደምንመለከተው አንድ የጤና መለያ ልብስ የለበሰ ባለሙያ ሴትዮዋን እያስተናገደ ነው።

ይህ በደሌ ቢራ እንግዲህ ምንድን ነው መጠጥ ነው። ይህም መጠጥ የሚያሰክር መጠጥ ነው። ከብዙ አይነት የቢራ አይነቶች አንዱ እንግዲህ የበደሌ ቢራ ነው። በጣም የቆየ እና አንጋፋ የቢራ ምርት ነው።

ከዚህ ጋ ሰው ሰራሽ ፀጉሮች አሉ ማለት ነው። እነዚህን ፀጉሮች ከላያችን ላይ በመቀጠል መዋብ ይቻላል ማለት ነው። አንድ አጭር ፀጉር ያለው ሰው እነዚህን ሰው ሰራሽ ፀጉሮች በፀጉሩ ላይ በመቀጠል ሌላ ተጨማሪ ፀጉር ማግኘት ይችላል።

እንግዲህ እዚጋ ደግሞ የምናየው ግብርና ነው። የታረሱ መሬቶች ምናምን ትንሽ ዘመናዊ ነገር በማስጠጋት ዘመናዊ ማሽኖችን በመጠቀም ግብአቶችን መሰብሰብ ሊሆን ይችላል ማጨድል ሊሆን ይችላል ብቻ በዘመናዊ መልኩ ግብርናን ማካሄድ።

ይሄ ሎሽን ቆዳችንን በምንቀባበት ጊዜ ቆዳችን እንዳይደርቅና እንዳይሰነጣጠቅ ይረዳናል። እናም ይሄ ሎሽን ጥሩ መአዛ ስላለው ብንቀባው ለሰውነታንም በሰዎች ዘንድ ስንገናኝ አሪፍ መአዛ እንድኖረን ይረዳል።

ይህ ደግሞ ሙዚቃ ነው። ሙዚቃ እያቀረቡ ነው። የባህል ልብሳቸውን ለብሰው የተለያዩ የሙዚቃ መሳሪያዎች ተጠቅመው ከበሮ ሊሆን ይችላል እንደ ሙዚቃ መሳሪያ ዋሽንቶች፣ መሰንቆ የተለያዩ ተጠቅመው እየሞዘቁ ነው።

እዚህ ላይ የምናያቸው ሁለት ህጻናቶች ወንድምና እህት ሊሆኑ ይችላሉ። እነዚህ ህጻናቶች በፍቅር ተቃቅፈው ፈገግ እያሉ የተነሱት ምስል ነው ማለት ነው እዚጋ እንመለከተው ቆንጆ የሆነ የቤተሰብ ምስል ነው ማለት ነው።

እነዚህ የባህል ሙዚቀኞች ናቸው። የባህል ልብስ ለብሰው ሰብሰብ ብለው እየተጫወቱ እየዘፈኑ ያደምቁታል ማለት ነው። ሰዎችንም እራሳቸውንም እያዝናኑ አስፈላጊ ሲሆን ደግሞ ገንዘብ ያገኙበታል በዚህ ሙዚቂና ዘፈን።

ይህ እንግዲህ የመጠጥ ንጉስ ይባላል ማለት ነው ንጉስ ምንም ዓይነት የሚያሰክር ንጥረ ነገር የሌለው እና በቡና ቃና የቀረበ የሚጠጣ መጠጥነው ማለት ነው። በጠርሙስ ነው የሚሸጠው።

ይሄ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ስርአተ እምነት ነው ማለት ነው። ልብሳቸውን ለብሰው የተለያዩ አባቶች ወንድሞች ወረብ እያቀረቡ ነው። ወረብ ይባላል ይህ ስነስርዓት ማለት ነው።

ይህ የቤት እቃ ደግሞ እንግዲህ መደርደሪያ ነው። ልብስ ሊሆን ይችላል የተለያዩ እቃዎች ሊሆኑ ይችላሉ እንድደርቁ እላዩ ላይ ደርድረን ከደረቁ በኋላ ወደ ቤት ማስገባት እንችላለን። በተለይ ልብሶች እንድደርቁ እላያቸው ላይ ለመደርደር ለመንጠልጠል ይጠቅማል ማለት ነው።

ይህ የአማራ መገናኛ ብዙሃን ጣቢያ አርማ ነው ማለት ነው። ይህንም በምናይበት ጊዜ የአማራ መገናኛ ብዙሀን ጣቢያን ማወቅ እንችላለን ማለት ነው። የምንመለከተው መለያ እሱ ነው። ማለት ነው። የአማራ መገናኛ ብዙሀ አርማ

ይህ የሸክላ ድስት ነው ማለት ነው። በሀገራችን በባህልዊ መንገድ የሚሰራ እና ለወጥ መስሪያ፣ ለቅንጨ እና ለተለያዩ የምግብ አይነቶች መስሪያነት ይጠቅማል።

ይች ዘፋኝ እንግዲህ በሃገር ባህል ልብስ ተውባ ሙዚቃ እያቀረበች ነው ማለት ነው። ከኋለዋ ግመል የተባለ እንሰሳ አለ ማለት ነው። ከግመሉ ጋር ቁማ ሙዚቃ እያቀረበች ያለ ምስል ነው ማለት ነው። ይህ ምስል ።

ይህ ጠላ ይባላል ባህላዊ መጠጥ ነው። ከበዛ የሚያሰክር በመጠኑ ከሆነ ደግሞ ደስታን የሚሰጥ በቤት ውስጥም የሚዘጋጅ መጠጥ ነው ማለት ነው ከጌሾ ከተለያዩ አዝርቶች የምናገኘው መጠጥ ነው ጠላ።

እንግዲህ ከዚህ ጋ የምትመለከቷት ወጣት የባህል ልብስ ለብሳ ቦርሳዋን ይዛ ዘንጣ እያሳያች ነው ማለት ነው። የሆነ ውድድር ላይ ገብታ አለባበሷን እያሳየች ነው እንግዲህ የምትገኘው።

ይህ ፈረስ ይባላል። ለመጓጓዣ የምንጠቀምበት እንስሳት ሲሆን ጋሪ ላይ ታስሮ ሊሆን ይችላል ወይም ደግሞ እንዲሁ ብቻውን ሰዎች ላዩ ላይ ተቀምጠውበት ወይም እቃ ጭነውበት ከአንድ ቦታ ወደ ሌላ ቦታ ሚንቀሳቀሱበት ወይም የሚያንቀሳቅሱበት የቤት እንስሳት ነው ይህ መጓጓዣ።

እዚህ ጋ እምናየው እንግዲህ ዜና ነው ዜና የመረጃ ምንጭ ነው። ለሰዎች ስላሉት የሀገሪቱ ወቅታዊ ሁኔታዎች ስለ ግብርና ሊሆን ይችላል ስለ ጤና ሊሆን ይችላል ስለ ብዙ አይነት ነገሮች ለህዝቡ የመዘገብ ስራ ነው ማለት ነው የሚሰሩት እዚጋ ያለው የዜና ጥቅሙ እሱ ነው።

እነዚህ የባህል የለበሱ ወጣቶች ናቸዉ። በዋናነት የጎንደር የሚባለዉን የባህል ልብስ ነዉ የለበሱት ማለት ነዉ። በእንደዚህ አይነት የባህል ልብስ ያማሩ የተዋቡ ሰዎች ስዕል ነዉ ማለት ነዉ የምንመለከተዉ።

ይህ የምናየው ተፈጥሯዊ ቦታ ነው ማለት ነው። ተራራማ የሆነ ሜዳም ያለው ቦታ ነው እጽዋቶችም አሉት። ያን ያክልም አረንጓዴ የሚባል ባይሆንም በቃ ስፍራ ነው ማለት ነው ተፈጥሯዊ ስፍራ።

ይህ እንግዲህ ሸንኮራ አገዳ ነው። የሸንኮራ አገዳ ምርት ተመርቶ ለገቢያ እስከሚዉል ድረስ ያለው ሸንኮራ አገዳ ይህን ይመስላል ማለት ነው። ጣፋጭ ጣእም ያለው አገዳ ነው ማለት ነው ሸንኮራ አገዳ።

ይህ የቆዳ ጫማ እንግዲህ ክፍት ነው። ይህም በተለምዶ ሸበጥ በመባል ይታዎቃል ማለት ነው። ሙቀት በሆነም ሰዓት ሰዎች ይህንን ጫማ አድርገው ከሽፍን ትንሽዬ ሙቀት ስለሆነ የሚያመጣባቸው ይህንን መጠቀም ይችላሉ ማለት ነው። ይህንን ነጠላ ጫማ።

ይሄ የተፈጥሮ ቦታ ነው ውሃ ወይም የታቆረ ሃይቅም አለው። እና እዛጋ በመሄ በጸጥታ መዘናናት የሚቻልበት አረንጓዴ የሆነ ቦታ ነው ማለት ነው። ሃይቁም ቆንጆ ዉበት ያለው ቦታ ነው ። ተፈትሯዊ።

እነዚህ ደሞ የምናያቸው የቆርቆሮ ቤቶቾ ናቸው። ሰዎች ተጠልለው የሚገኙባቸው የቆርቆሮ ቤቶች ብዙም ዘመናዊ ያልሆኑ ግን ለመጠለያነት የሚያገለግሉ የቆርቆሮ ቤቶች ናቸው ማለት ነው። ሰዎችም በነዚህ ቤቶች ተጠልለው ይገኛሉ።

ይህ እቃ እንግዲህ ብፌ ሲሆን የተለያዩ የቤት እቃዎችን እንደ ብርጭቆ ፣ ሳህን ፣ ማንኪያ ፣ ሹካ እና ብዙዎቹን ለማስቀመጥ ይረዳል። ማለት ነው። እንግዲህ ከታች የምትመለከቱት የተለያዩ መሳቢያዎች ምናምን አሉት። በመስታዎት የተሰራ ነው። ባጠቃላይ እቃ ለማስቀምጥ ይረዳል።

ይሄ እንግዲህ በአንገት ላይ የሚደረግ ባህላዊ ጌጥ ማለት ነው። ውበት ለማምጣት ነው። ከተለያዩ ባህላዊ ልብሶች ሀበሻ ቀሚሶች ጋር በመለበስ ውበትን የሚያጎናጽፍ ባህልንም የሚያሳውቅ ጌጥ ነው።

እነዚህ ስደተኞች እንግዲህ አሁን የሚገኙት በረሃ ውስጥ ነው። ወደተለያዩ ሀገራቶች ህይወታቸውን ለመቀየር እና ኑሯቸውን ለማሻሻል ብለው ይሰደዳሉ ማለት ነው። ይህንን ነው የሚያሳየው ይሄ ስዕል።

ይሄ ደግሞ የማያሰክሩ መጠጦች የሚሸጡበት ቦታ ነው ወይም ደግሞ ማምረቻ ዋናው ሊሆን ይችላል ማለት ነው ።እዚጋ የማያሰክሩ መጠጦች የተለያዩ ከማንጎ ምናምን የሚጨመቁ መጠጦች ተደርድረው እናያለን ማለት ነው። እዚጋ እየታሸጉ ለገበያ ይውላሉ።

ይህ ቦታ ምንድነው ከእጅ የተሰሩ ባህላዊ መጠጦች አሉ ።ጠላ ነው። ጠላ ማለት ባህላዊ መጠጥ ሲሆን እነዛ ተደርድረውም ምናያቸው መጠጫዎች ጠላ መጠጫ ኩባያዎች ናቸው ማለት ነው። ከብረት ነው የተሰሩት

ይህ እንግዲህ በውሃ ላይ የምታዩት መርከብ ከአንድ ቦታ ወደ ሌላ ቦታ እየሄደ ያለ ነው። ሰዎችን እቃዎችን እና የተለያዩ ነገሮችን ጭኖ በውሀ ላይ የሚሄድ መርከብ ነው ማለት ነው። የኢትዮጵያ ባንድራ በላዩ ላይ አለበት ማለት ነው።

ይህ ምግብ እንግዲህ ገንፎ ይባላል። ገንፎ ብዙ ጊዜ የሚያወቀው ሰው ሲወልድ ምናምን ነው ብዙ ጊዜ የሚስራው እና የገብስን ዲቄት በማብሰል ቅቤ እና በርበሬ ተጠቅሞ ብዙ ግዜ ይበላል ማለት ነው። ጣፋጭም ነው።

ይህ እንግዲህ አንድ የሆነ የተፈጥሮ አካባቢ ይመስላል። ሜዳ ነው። እና አልፎ አልፎ የዛፎች ይታያሉ። ይህ ሜዳ እንግዲህ ገጠር ውስጥ ይመስላል ሲታይ እና ተፈጥሮ የሆነ ይዘት ያለው አካባቢ ነው ማለት ነው። ይህ ሜዳ ላይ...

እዚህ ጋ የምንመለከተው የእስልምና ሃይማኖት ተከታዮች ናቸው። ሸሆች ሊሆኑ ይችላሉ ብቻ የእስልምና ሃይማኖት የእምነት ልብስ የለበሱ ሰዎች ናቸው እዚህ ጋር ያሉት ማለት ነው። እዚህ ስዕል ላይ።

እዚጋ የምናየው እንስሳ ደግሞ የመጓጓዣ እንስሳ ሲሆን ግመል ይባላል። ብዙ ጊዜ በአፋር አካባቢ ነው በደንብ የሚታወቁት ረጃጅም ቁመት ያላቸው ግመሎች ለሸክም የሚውሉ የመጓጓዣ አገልግሎቶች ናቸው ማለት ነው።

እዚህ ጋር የምናያቸው ወጣቶች እንግዲህ ተመሳሳይ የመለያ ልብ የለበሱ ሰዎች ናቸው። ወይም ደግሞ የተለያየ ቡድኖች ይችላሉ ።ብቻ እነዚህ የእግር ኳስ ክበብ አባላት ናቸው።

ዜና ማለት መረጃ በመስጠት የሚያወቅ አንድ መረጃ ምንጭ ነው። ቴሌቪዥን በተለያዩ ነገሮች ዜናን ማግኘት እንችላለን በሬድዮም ጭምር ይህ ደግሞ በመስኖ ስለለማ ስንዴ እየዘገበ ያለ ዜና ነው ማለት ነው።

ይህ እንግዲህ መዝናኛ የመሰለ በቂ የመኪና ማቆሚያ ያለው ምግብ ቤት ነው ማለት ነው:: እዚህ ገብቶ ሰው በልቶ ጠጥቶ በገንዘቡ ተዝናንቶ መውጣት ይችላል ማለት ነው:: ሰዎች የፈለጉትን ምግብ አዘው መመገብ የሚችሉበት ቦታ ነው::

ይሄ አናናስ የተባለ ፍራፍሬ ሲሆን ጣፋጭ እና የሚጣፍጥ የሆነ ቆንጆ የፍራፍሬ ዉጤት ነው። ማለት ነው። እሂ ተጨምቆም እንደዚሁም ለመጠጥም ለምግብነትም ይዉላል ማለት ነው።

እዚህ ጋር የምንመለከተው የግብርና ሞያ ነው እንግዲህ በሬዎችን ጠምዶ ልጁ እያረሰ ይገኛል ማለት ነው መሬቱን። ያው ሰብልና አዝእርቶችን ለማግኘት ነው ማለት ነው የግብርናው ማለት ነው እዚህጋ የምንመለከተው።

ይህ አትክልት እንጆሪ ይባላል። የሚበቅል አትክልት ነው። ቆንጆ ጣዕም ያለውና ለሌሎች ምርቶችም ማጣፈጫነት ሰዎች ገብተው ወስደው የሚጠቀሙበትነው ማለት ነው። እንደዚሁም መበላት የሚችል ታጥቦ አሪፍ የሆነ እጽዋት ነው።

እነዚህ ደግሞ የባህል ሙዚቀኞች ናቸዉ ።ጦር፣ ጋሻና የተለያዩ የባህል ነገሮችን ይዘው ባህላዊ ሙዚቃን ያዜማሉ ማለት ነው። ለመዝናኛ ባህልንም ለማውሳት ጥቅም አለው ማለት ነው እንደዚህ አይነት ስራ።

እዚህ ጋ ደግሞ ስብሰባ ነገር ነው እንግዲህ ስብሰባው ሰዎች ሰብሰብ አድርጎ አንድ መሪ አለ። ንግግር እያደረገላቸው ነው ማለት ነው እዚህጋ እንግዲህ ንግግሩ የተሰበሰቡትበትን አላማ እያብራራ እነሱም ደግሞ እየሰሙ ነው።

የአማራ ብሔራዊ ክልላዊ መንገስት ሰንድቅ አላማ ማለት ነው። አሁን በቢጫ እና በቀይ ቀለም የደመቀ የአማራ መለያ ሰንድቅ አላማ እንዲሁም መሃሉ ላይ ኮከብ ያለው ቀይ መደብ ያለው ነው።

ይሄ ደግሞ የህብረተሰብ ጤና ተቋም መለያ ነው ማለት ነው። እንግዲህ የህብረተሰብ መለያ ጤና ተቋም እንደምትመለከቱት ለጤና አገልግሎት የሚሰጥ ተቋም ነው ማለት ነው በሀገራችን።

ይህም ደግሞ የዉሀ ላይ መጓጓዣ መርከብ ነው ማለት ነው። መርከቡ ሰዎችን እና ቁሳቁሶችን ጭኖ ከአንድ ቦታ ወደ ለሌላ ቦታ በመሄድ አሰፈላጊውን አገልግሎት በዉሃ ላይ ይሰጣል። ማለት ነው። የውሃ ላይ መጓጓዣ እንግዲህ አንድን ሀገር ከሌላ ሀገር የሚያገናኝ አንዱ የመጓጓዣ መንገድ ነው።

ይህ የንግድ አይነት ልብስ ነዉ። የተለያዩ አልባሳትን ለሰዎች መሸጥ ነዉ ማለት ነዉ ስራዉ። እና አዳዲስ አላባሶት ሲመጡ ገበያ ላይ ሰዎች የወደዷቸዉን አልባሳት ሄደዉ በብራቸዉ ይገዛሉ።

ይህ ደግሞ ትምህርት ቤት ወይም ከፍተኛ ትምህርት ተቋም ውስጥ የሚገኝ የተማሪዎች የመመገቢያ ስፍራ ነው ማለት ነው። ብዙ የመመገቢያ ወንበሮችና ጠረንጴዛዎች ተማሪዎች የሚፈልጉትን ወይም ደግሞ የቀረበላቸውን ምግብ የሚመገቡት ቦታ ነው ማለት ነው።

እዚህ ጋ የምናያቸው መጽሃፍት ቤትን ነው። ሰውየው እዚህ ጋ መጽሃፍቶችን ማከራየት እና ሰዎች እንዲያነቡ በማድረግ በመሸጥም ሊሆን ይችላል። የሚተደደርበት ቦታ ነው። አንድ የስራ ዘርፍ ነው ማለት ነው። ማከራያትሞ ሆነ መሸጥ። እና ለአንባቢ ማብቃት።

ይህ የመናፈሻ ስም ጣዪቱ ይባላል። ከዚህ የምግብም አገልግሎት አለ። ሰውች እዚህ መጠው ተናፍሰው ነጻ አየር ወስደው ተዝናንተው ተመግበው የሚሄዱበት ቦታ ነው ማለት ነው። እንግዲህ ስሙንም እንደነገርኳችሁ ጣይቱ መናፈሻ ነው የሚባለው።

ይሄ ደግሞ በምስሉ ላይ የምናየው የሃይማኖት አባት ቀርበው መግለጫ እየሰጡ ይገኛሉ። ከተለያዩ ተቋማት ለመጣላቸው ጥያቄ እያብራሩ እና እያስረዱ በቢሮ ቁጭ ብለው እየተናገሩ ነው ማለት ነው ያሉት። የሃይማኖት አባት ናቸዉ።

እዚህ ጋር ደግሞ የኦርቶዶክስ ቤተክርስቲያን አባት ወይም ደግሞ ቢጫ የለበሱት ማለት ነው። ልጆችን ሰብስበው የቆሎ ትምህርት ሊሆን ይችላል ብቻ የተለያዩ ጸሎታዊ ትምህርቶችን እያስተማሩ ይገኛሉ። እዚህጋ በምስሉ ላይ እንደምናየው።

የህግ አስከባሪ አካላቶች እንግዲህ ህግ ደንብ ልብሳቸውን ለብሰው ህግ ያስከብራሉ ማለት ነው እና እነዚህ ፖሊሶች የጸጥታ ችግር ሲኖር ሀገር ላይ ረብሻ ሲኖር ምናምን ተሳትፏቸውን በማድረግ ህግ ያስከብራሉ።

ይህም እንግዲህ የንግድ ቦታ ነው ማለት ነው። እርጥብ የተባለ ከድንች ከዳቦ እና ከተለያዩ ግብዓቶች የሚሰራ ምድብ ሰርቶ በገንዘብ ለህዝቡ በመስጠት ትርፍ ማግኘት የሚያስችል አሪፍ የስራ ዘርፍ ነው ባሁኑ ሰዓት በተለይ በተለይ ሰዎች እየተጠቀሙበት ነው።

ይህ ደግሞ የፊት ቅባት ነው ማለት ነው። የፊትም ቅባት ከተለያየ ንጥረ ነገሮች ፊትን በመመገብ ፊትን ቆንጆና የሆነ ያማረ ውበት እንዲኖር ያደርጋል እንዲሁም ከጉዳት ፊትን ይጠብቃል።

ይህ የግብርና ስራ ነው። ሰውየው አዝርት ተሸክሙ ኤየሄደ ይታየናል። የግብርና ሰራ አንሳቶችን በማርባት ጥቅም ማግኘት ማለት ነው።